ከመጠጦች ውስጥ ጠጅን ማየት እንችላለን ። ጠጅ በሀገራችን ኢትዮጵያ እጅግ ተወዳጅ መጠጥ ነው ።የነገስታት መጠጥ በመባል ይታወቃል ። የሚዘጋጀው ከጌሾ እና ከማር ሲሆን በተለያዩ ዝግጅቶች ላይ እንደ ግብዣ ይቀርባል።

ፀጉር በተፈጥሮ ሰውነታችን ላይ የሚበቅል ሲሆን እድገቱም የማይቋረጥ ነው። እና የውበት መገለጫ ነው አንዱ!

ፋሽን ከዘመን ዘመን የሚቀያየር የአለባበስ የአጊያጊየጥ ዘይቤ ነው። እና የዘመናዊይነትም መገለጫ ነው።